በበዓላት በበዓል ጊዜያት ወደ ገበያ እና ወደ ተለያዩ ሱቆች በምንወጣበት ጊዜ የተለያዩ ሻጮችና ገዢዎች ሲገበያዩ እናያለን ። ከሚገበያዩትም ነገሮች መካከልም ቄጤማዎች ፣ የበዓላት ልብሶች መጥቀስ ይቻላል።

ሙዚቃ በጣም አስፈላጊ ነገር ነው፤ የሰው ልጅም የፈጠረው ሙዚቃን አስፈላጊነቱን አይቶ ነው እና ሙዚቃ በተለይም በክልላችን ጭፈራዎችም በጭፈራ በመታጀብ ስሜታችንን መግለጽ እንችላለን። ደስታ ይሁን ሃዘን።

ስለ ጦርነት ጦር መሳሪያዎች ስናወራ ጦር መሳሪያዎች በበኩሌ አንድ ሰው እራሱን ለመጠበቅ የሚጠቅምባቸው ሰዎች ህይወት እያጠፉ ነው ።የሰዎች ደግሞ በጣም የሚያሳዝን ነው ።

የቤት እቃዎች አንድ ሰው በተሟላ ሁኔታ ማሟላት አለበት ብየ አስባለሁ። ምክኒያቱም ሂወታችን ማለት በቤት በምናደርገው ማንኛውም ነገር ምግብ መስራት ሊሆን ይችላል መዋል ሊሆን ይችላል። ሂወታችንን ያቃልለናል። ዕቃ ባሟላን ቁጥር።

በአንዳንድ ሚህበረሰቦች ላይ በሀዘን ጊዜ ምንም አይነት ጌጣጌጥ ላይለበስ ይችላል። አንዳንድ ማህበረሰባት ላይ ደግሞ በሀዘን ጊዜ የሚለብሱ ጌጣጌጦች ለዛ ጊዜ ብቻ የሚለበሱ የተዘጋጁ ጌጣጌጦች ሊኖሩ ይችላሉ።